ማበረሰብና ቤተሰብ የሚለውን ስንወስድ ማበረሰብ ማለት በአካባቢያችን ያለ ማህበረሰብ መገለጫ ነው ማህበረሰብ ለምሳሌ እድር ሊሆን ይችላል እድር በአንድ ቦታ ተሰብስቦ ሰዎችን ለማስተሳሰብ የሚደረግ የማህበረሰብ መገለጫ ነው።

የቤት እቃዎች ብለን ከምንገልፀው አንዱ ወንበር ጠረጴዛ ልሆን ይችላል ብዙ ጊዜ ሰብሰብ ብሎ ለመመገብ ወይም ደሞ አንዳንድ የተለያዩ የህፈት ራዎችን ለመስራት በቤት ውስጥ ሆነን ያገለግል

ትምህርት መደበኛ (በተቋም) እና መደበኛ ያልሆነ (ከዕለት ተዕለት ኑሮ) ሊሆን የሚችል ሲሆን የዕድሜ ልክ ሂደት ነው።

ይህ ምስል በኢትዮጵያ ውስጥ የሚገኘውን የጉራጌን አካባቢ ያመለክታል። በምስሉ ላይ የጎጆ ቤቶችን እንድሁም ከቆርቆሮ የተሰሩ ቤቶችን ማየት ስንችል በተጨማሪም በግቢያቸው ውስጥ የተተከሉ ኮባዎችን እና ሌሎች ዕፅዋቶች መመልከት እንችላለን።

ማስታወቂያ ስንል ብዙ ጊዜ የስራ ቅጥር ማስታወቂያ የስራ ቅጥር ማስታወቂያ ደሞ ማስታወቂያ በመለጠፍ ያቦታው በመዛወር ወይም ደግሞ በሬዲዮ ልንሰማ የምንችለው የማስታወቂያ አይነት ነው ።

በዚህ ምስል ላይ የጎንደር ባህላዊ ልብስን የለበሱ ሰዎች ይታያሉ። በምስሉ ላይ አምስት ሴቶች አና አምስት ወንዶች ባህላዊ ጭፈራን እያቀረቡ ሲሆን ከኋላቸው አንድት የድምጽ ማጉያ የያዘች ሴት ዜማውን እያቀነቀነች ትታያለች።

በዚህ ምስል ላይ ከእንጨት የተሠራ ቁም ሳጥንን እንመለከታለን። ቁም ሳጥን ልብሳችንን ደርድረን ለማስቀመጥ የምንጠቀምበት ሲሆን አብዛኛውን ጊዜ በመኝታ ቤታችን ውስጥ የምናስቀምጠው ነው ።

ማስጌጥ ሲባል አንድ ሰው እናት በተለይ ልጇን በተለያየ አይነት አለባበስ ማስጌጥ ትችላለች። ወይም ደግሞ ጸጉሯን ሹርባ ለምሳሌ ሰርታ ሹርባዎች ላይ በሚደረጉ እቃዎች ልታስጌጥ ትችላለች።

በዚህ ምስል ላይ ለሽያጭ የቀረቡ የመሶብ ውጤቶችን እንደዚሁም ሻጮቻቸውን መመልከት እንችላለን ። መሶብ የ እንጀራ እና ዳቦ ውጤቶችን ለማስቀመጥ የምንጠቀምበት ሲሆን እንደዚሁም ለቤት ውስጥ ማስጌጫ እንጠቀምበታለን ።

ይህ ምስል አስቻለው ፈጠነ ወይም በሌላኛው ቅጽል ስሙ ካሲናው ጎጃም እየተባለ የሚጠራው ሙዚቃ በሁለት ሺህ አስራ ሰባት ዓመተ ምህረት ከለቀቀው አሞራው ካሞራው እየተሰኘ ነጠላ ዜማ ተንቀሳቃሽ ላይ የተወሰደ ምስል ነው።

በዚ ምስል ላይ አንዲት ጥጃ እግሯ የታሰረ ላም እንደዚሁም አንዲት ሴትን እንመለከታለን:: ሴቲቱ የዉሃ መቅጃ ወይም ጆግን በመጠቀም ላምቷን ለማለብ እየሞከሩ ሲሆን በሌላኛው በኩል ደግሞ ጥጃዋ ከላሚቷ ወተት ለመጥባት እየሞከረች ነው::